ስፖርታዊ መጻሕፍት ስፖርታዊ መጻሕፍት ይህ የመጻሕፍት አይነት ስለ ስፖርት እና ስፖርት ነክ የሆኑ ዕውቀቶችን የምንጨብጥበት የመጻሕፍት ዓይነት ነው።

መረብ ኳስ መረብ ኳስ ሁለት ቡድኖች በተቃራኒ አቅጣጫ ሆኖ ስድስት ስድስት ተጫዋቾችን በመያዝ የተጫወቱ በተዘረጋ መረብ ላይ እየተጫወቱ ኳስ ኳስን በመቀባበል የሚጫወቱት የስፖርት አይነት ነው።

ሐይቅ ሀይቅ በወሎ ውስጥ የሚገኝ በጣም የተንሳፈፈ ውሃማ አካል ሲሆን ይህ ቦታ የሚያምርና ደስ የሚሉ መናፈሻዎች ያሉት አካባቢ ነው።

ማንጎ ማንጎ ከፍራፍሬ አይነቶች ውስጥ አንደኛው ሲሆን፤ ይህ የፍራፍሬ አይነት ደግሞ ከላዩ ላይ የሚላጥ ሲኖረው ከማዕከሉ ደግሞ የምንመገበው የፓርት አለ። ከዛ በመቀጠል ከታች ደግሞ ውስጥ ላይ ፍሬውን እናገኘዋለን።

የማትስ ትምህርት ይህ የትምህርት አይነት ደግሞ ቁጥሮችን እና የቁጥር ነክ የሆኑ ነገሮችን ለማህበረሰቡ ለማሳወቅ የሚደረግ የትምህርት ዓይነት ነው።

የስነ ልቦና ትምሀርት የስነ ልቦና ትምህርት ሰዎች በተለያዩ ምክንያቶች ህዝነ ልቦና ችግር በሚደስሰባቸው ጊዜ ሰዎችን በማማከር እና ወደ ስነልቦና ትምህርት ቤቶች በመሄድ የሚማሩት የትምህርት አይነት ነው።

በዚህ በምስሉ የምንመለከተው ነጫጭ የለበሱ ሴቶች ራሳቸውን ሹሩባ የተሰሩ ወገባቸው ላይ ደግሞ ሳሮችን አስረው ባህላዊ ጭፈራ እየጨፈሩ ይታያሉ። ከነሱ ፊት ለፊለፊት ደግሞ የሚያምር ዝንባባ አለ።

ወጌሻ ወጌሻ በ የባህላዊ ሕክምና ዓይነት ሲሆን፤ ሰዎች ወድቆ ተሰብረው ወይም ገደል ገብተው ተሰብረው ሊሆን ይችላል። ይህንን በሸንበቆ እና በአብሽ አጅዘው የሚሠሩት የባህላዊ ሕክምና ዓይነት ነው።

የእጅ ኳስ፤ የእጅ ኳስ ከእስፖርት አይነቶች ዉስጥ አንደኛው ሲሆን ይህ የእጅ ኳስ ደግሞ ሁለት ታቃራኒ መድኖች በተቃራኒ በመሆን አንደኛዉ ወደ አንደኛዉ ጎል ያገባል።

የቴኳንዶ ስፖርት ቴኳንዶ ስፖርት ይህ የስፖርት አይነት ለአካላዊ ቅርጽ እና ለጤንነት ከሚጠቅመው የስፖርት አይነቶች ውስጥ አንደኛው ሲሆን ለፋይቲንግም የሚያገለግል የስፖርት ዓይነት ነው።

የጫማ ፋሽን የጫማ ፋሽን ይሄ ፋሽን አይነት የተለያዩ ጫማዎችን በተለያየ ቅርጽና ሁኔታ እንዲሁም በማቅረብ የሚደረግ የፋሽን ሾው ዓይነት ነው።

አፄ ቴዎድርስ በድሮ ዘመን በኢትዮጵያ ውስጥ የኗሩ የነበሩ ታላቅ መሆኑ በተለያዩ ምክንያቶች ጦርነቶችን ገጥሞ አልሸነፈ አይነታቸውን ያሳዩ የኢትዮጵያ ትልቅ አርበኛም ነበሩ በእንግሊዞች ብለው ራሳቸው ታላቅ መሪ ነበሩ።

ቅዱስ ላሊበላ ቅዱስ ላሊበላ ግንብ በከላይ ጀምሮ ወደ ታች የተፈለፈለ በድሮ ዘመን በላሊበላ ስርዓተ መንግስት የተፈለፈል ቤተመንግስት ነው። የቤተ ክርስቲያን እንዴት ከላይ አብራት ከላይ ወደ ታች እንደ ቻለ አብራሩ።

የከፋ ማህበረሰብ : ይህ ማህበረሰብ በኢትዮጵያ ዉስጥ ከሚገኙ ማህበረሰቦች ዉስጥ አንድኛዉ ሲሆን ይህ ማህበረሰብ ደግሞ መበስከረም ወር የሚከበር የዘመን መለወጫ አለዉ። ይህ የዘመን መለወጫ በመሸ ቀን እና ሰአት ይከበራል ?

ጥላሁን ገሰሰ ጥላሁን ገሰሰ በኢትዮጵያ ሙዚቀኞች ውስጥ አንድኛው እና ዋነኛው ጥንታዊ ዘፋኞች መካከል ይገኝበታል። ይህ የኢኢትዮጵያ ዘፋኝ ጥላሁን ገሰሰ ከዘፈናቸው ዘፍኖች ውስጥ ምን ምንን ታውቃላችሁ?

ቴሌ አገልግሎት የቴሌ አገልግሎት የአገልግሎቶች ውስጥ አንደኛው ሲሆን፤ የአገልግሎቱን በከሌ ድምጾችን ከአንደኛው ወደ ሌላኛው በማስተላለፍ የሚሰራ ነው ። የአገልግሎት በምን መንገድ ሊታለፍ ይችላል?

መሀሙድ አህመድ መሐሙድ አህመድ ኢትዮጵያ ውስጥ ከሚገኙ ታላቅ ሙዚቃ የዝታው ንጉስ በመባል የሚታወቅ የኢትዮጵያዊ ሙዚቀኛ ነው።

ኢሀዲግ ኢሀዲግ ኢዮጵያን ሲያስተዳድር የነበረ የፖለቲካ ፓርቲ ሲሆን ይህ ብልፅግና ፓርቲ ከመምጣቱ በፊት ኢትዮጵያን ለአመታት ሲያስተዳድር እና ሲገዛ የነበረው ፓርቲ ነው።

ሳሙና ሳሙና ከሱፐርማርኬት ምርቶች ውስጥ የሚካተት ሲሆን ይህ ምህርት ደግሞ ለሰውነት ምታጠቢያነት ወይም ለልብስ ማጠቢያነት እየሚጠቅም የሱፐርማርኬት ምርት ዓይነት ነው።

ዋርካ በግዝፈትነቱ ከሚታወቁ እፅዋቶች ውስጥ አንድኛው ሲሆን ቅጣለ ሰፋፊ ና የተለየ የሆነ አቀማመጥ እና በድንጋዮች ላይ የሚበቅል የዕፅዋት ዓይነት ነው።

ሀብል ሀብል ይህ በአንገተ ላይ የሚደረግ የማስጌጫ ዓይነት ሲሆን ይህ የማስጌጫ ዓይነት ደግሞ ከተለዩ ነገሮች የሚሰራ ሊሆን ይችላል። ከብረት፣ ከወርቅ እንድሁም ከተለያዩ ነገሮች ሊሰራ ይችላል።

ሬዲዮ ሬዲዮ ከኤሌክትሮኒክስ መሣሪያዎች መካከል አንድኛው ሲሆን፤ ይህ ሬዲዮ የሚባሉ የተለያዩ ሞገዶችን በማምጣትና በመሰብሰብ ወደ አድማጩ በማምጣት የሚያገለግል የኤሌክትሮኒክስ መሣርያ ነው።

ኦርቶዶክስ ሃይማኖት ኦርቶዶክስ ሃይማኖት በጌታ አንድነት እና ሶስትነት የሚያምን ሲሆን እንዲሁም በመቤታችን አማላጅነት የምታመን አንዲት ሃይማኖት ናት። እንዲሁም በሶስትነቱና ባንድነቱ የምታምን ናት።

የጎጃም ማህበረሰብ ቁምጣ ለባሽ ማህበረሰብ በመባል የሚታወቅ እና ከላይ ፎጣቸው ደርበው ፎጣ ለባሽም የሚባሉ ማህበረሰቦች አንድኛው እና ጄግና የኢትዮጵያ ማህበረሰቦች ውስጥ አንድኛው ነው።

ድልድይ ድልድይ በውሃም ሊሆን ይችላል በተለያዩ ምክንያቶች ከአፈሮች ተጎርጎረው ከአንዱ ቦታ ወደ አንዱ ቦታ ማስኪ በማይችሉበት ውኔ ላይ ሲሆኑ መንግስቱም ሊሆን ይችላል የተለያዩ በእንጨቶች ተሰርተው ድልድዩን ይጠቀማሉ።

ሰብል መሰብሰብ የተለያዩ ሰዎች በቡድን ወይም በተናጠል ሆኖ የተለያዩ ሰብሎችን በበአንድ ላይ የመሰብሰብ ዘዴ ነው ይህም ወደሚወቃበት ቦታ ተሰብስበው የሚወስዱበት የሰባሰባ ዓይነት ነው።

የምርት ማስተዋቂያ ይህ የማስተዋቂያ ነት ደግሞ ሰዎች የመረባቸው ምርቶች ለማህበረሰቡ ለማሳወግ የሚጠሙበት የማስተዋቂያ ዓይነት ነው። በሚዲያዎችን ምሊዮን ይችላል በሶሽያል ሚዲያዎች የሚያቀሩበት የ ምርት ማሳወቂያ ነው።

ምሳር ምሳር ከልዩ ልዩ መሳሪያዎች ውስጥ የሚጣቀስ ሲሆን ይህ ምሳር የሚባለው መሣሪያ ደግሞ የተለያዩ ዛፎች ለመቁረት እና እየሰነጥዐጠቁ ለማገዶነት ለመዋል የሚደግም የመሳሪያ አይነት ነው።